የአርሲ ህዝብ ማህበረሰብ የተለያየ የአመጋገብ ስርዐት ያላቸው ሲሆን የአለባበስ ስርዐታቸው ደግሞ ለየት ያደርጋቸዋል። ቆዳ ነገር ሴቶች እየለበሱ ስታይል ይለብሳሉ።

በአብዛኛው ከሙዚቃ መሳሪያዎች መካከል ፒያኖ ነው ።ይህ መሳሪያ ደስ የሚል ድምፅ ያወጣል።

ከአትክልት ዉስጥ አንዱ የሆነዉ የሀበሻ ጎመን ሲሆን የሀበሻ ጎመን በቀላሉ ቤታችን ዉስጥ ዘርተን ልንመገበዉ ከምንችል አትክልቶች ዉስጥ አንዱ ነዉ። ጠቆያ ያለ አረንጓዴ ከለር አለዉ።

በስነ ህንጻና ግንባታ ጊዜ ከምንጠቀምባቸው መሳሪያወች መካከል አንዱ የሆነው አካፋ ሲሆን አካፋ ኣርማታ ለመስራት የሚጠቅመን ነው። አርማታ ማለት ደግሞ ስሚንቶ አሸዋ ምናምን አንድላይ ሁኖ የሚቀላቀለው ማለት ነው።

በአሁኑ ሰዓት ለተለያዩ የተለያዩ የሙዚቃ መሳሪያዎች ሲገኙ ከነዚያ የሙዚቃ መሳሪያዎች መካከል አንዱ ሳክስፎን ነው። እና በአፋችን እና በእጃች ነው ምንጫወተው።

ጆሮ ጌጥ ሴቶች እህቶቻችን ከሚያጌጡባቸው እቃዎች መካከል አንዱ ሲሆን ጆሯቸው ላይ በማንጠልጥል ተውበው አምረው የሚውሉበት ነው ።በአብዛኛው ጊዜ በአመት ባዓል ይለበሳል።

አርሶ አደሮች የሀገራችን የምግብ ዋስትና እንዲረጋገጥ ከፍተኛ አስተዋፅኦ የሚያደርጉ የጀርባ አጥንት ናቸው። እነዚህ የህብረተሰብ ክፍሎች በየቀኑ ጠንክረው በመስራት ለእኛ ምግብ ያመርታሉ እንዲሁም የገጠር ኢኮኖሚን ያንቀሳቅሳሉ።

ቤታችን ውስጥ ከምንጠቀምባቸው ከኤሌክትሮኒክሶች መካከል አንዱ የሆነው ቴሌቪዥን ሲሆን ቴሌቪዥን የተለያዩ መረጃዎችን ከቤታችን ቁጭ ብለን ለማየት እንዲሁም ደግሞ አስቂኝ እና አዝናኝ ፕሮግራሞችን ለመከታተል የሚረዳ ኤሌክትሮኒክስ ነው።

ባሁኑ ሰአት ከሚገኙ ጳጳሳት አንዱ ብጹ ወቅዱስ አቡነ ማቲያስ ናቸው እና እሳችሀዉ የኦርቶዶክስ ተውሂዶ በተኪረስትያን አገልጋይ የሆኑ ጳጳስ ናቸዎ ማለት ነው

ከአንዱ የመሠረታዊ ልማት ዓላማዎች መካከል የሆስፒታል ዝርጋታወች ነው በገጠራማው አካባቢ ብዙም ሆስፒታል ስለማይገኝ ወደነዚያ ቦታወች ሆስፒታል ማዳረስ ነው።

ከመሰረተ ልማት ውስጥ የሚጠቃለለው የውሃ ዝርጋታ ሲሆን በአብዛኛው ጊዜ ገጠር አካባቢ ያሉ ሰዎች ውሃ ዝርጋታ ስለሌላቸው በከርሰ ምድር ውሃ እያወጡ ነው የሚጠቀሙትኝ።

የአፋር ክልል ማህበረሰቦች በአብዛኛውን ጊዜ በሞቃታማ አካባቢ ነው የሚኖሩት:: እና ቦታው በጣም ሞቃት ከመሆኑ የተነሳ እዛው አካባቢ የሚገኙት ዉሃዎቻቸውም ይፈላሉ እና ሙቀት የሚያመጣጥን ቤት ነው ሰርተው የምኖሩት::

በአሁኑ ሰአት ከሚቀርቡ የተለያዩ የዜና አይነቶች መካከል ውስጥ አንዱ የሆነው ቴክኖሎጂ ነክ ዜናዎች ናቸው። እነዚህ ዜናዎች ስለሀገራችን ውስጥ ስላሉት ስለተመረቱት ቴክኖሎጂወች እና ስለአለም አቀፉም ይዳስሣሉ።

ሀገራችን ውስጥ ከሚጎበኙ ቦታዎች መካከል አንዱ የሆነው ሶፍ ኡመር ዋሻ ሲሆን ይህ ዋሻ እንደ ቅርስነት ከተቀመጠመጡ የኢትዮጵያ ህብቶች መካከል አንዱ ነው። እና በአመት ውስጥ ብዙ ጎብኚዎች ሄደው ይጎበኙታል።

ከህግ አስከባሪዎች መካከል አንዱ የሆነው ልዩ ሀይል ሀገራችን ላይ ሰላም እንዲሰፍን እንዲሁም ረብሻ በሚነሳበት ጊዜ የሀገሪቱን ሰላም ለማስፈን ከሚወጡ አካላቶች አንዱ ነው።

ከኢትዮጵያ ባህላዊ ምግቦች መካከል ውስጥ አንዱ የሆነው ዶሮ ወጥ ሲሆን ዶሮ ወጥ ኢትዮጵያውያን ልዩ የሚያደርጋቸው ዶሮን በተለያየ መንገድ ሰርተው የሚበሉበት መንገድ ነው ።

ከተለያዩ የሙዚቃ መሳሪያዎች መካከል ውስጥ አንዱ ማሲንቆ ሲሆን አዝማሪዎች በተለይ በአብዛኛው ጊዜ የሚጠቀሙት ሙዚቃ መሳሪያ ነው።

የብልግና ፓርቲ ከሀገራችን ላይ ተወዳድሮች በምርጣ ጊዜ ከሚወዳደር ፓርቲዎች መካከል አንዱ ሲሆን ይህ ፓርቲ በሀገራችን ላይ ሰላም አሰፋለሁ ብሎ ከሚያስቡ ፓርቲዎች መካከል አንዱ ነው።

ከቤት ዕቃዎች መካከል ውስጥ አንዱ የሆነው ብርጭቆዎች ሲሆኑ እነዚህ ብርጭቆዎች ቤታችን ውስጥ ውሀ ለመጠጣት የምንጠቀምባቸው እቃዎች መካከል አንዱ ነው።

ህጻናት ከሚያጌጡባቸው ጌጣጌጦች መካከል የፀጉር ቲያራ ነው። ቲያራ ፀጉራቸውን ተተኲሶ ከጨረሱ በኋላ ሽክፍ አርጎ የሚይዝ ጸጉር ማሲያዛ አይነት ነው።

ከተለያዩ የእስፖርት አይነቶች መካከል ውስጥ አንዱ የሆነው የመረብ ኳስ ሲሆን መረብ ኳስ በሁለቱ በኩል ተጫዋቾች ቁመው መሀል ላይ መረብ ኑሮ የሚጫወቱት ጨዋታ ነው።

ገንፎ በኢትዮጵያዉያን ዘንድ ከሚበሉ ምግቦች መካከል አንዱ ሲሆን ይህ ገንፎ የሚሰራው ከጤፍ ሊሆን ይችላል ከፊኖ ዱቄት ሊሆን ይችላል:: ተገንፍቶ በቅቤም ይበላል በዘይትም ይበላል::

ቡናችንን በእጃችን ከመውቀጥ ይልቅ እጃችን ሳይደክም በቀላሉ የምንፈጭበት ማሽን የቡና መፍጫ ማሽን በመባል ይታወቃል ።እና ትንሽ ኤሌትሪክሲቲ ብቻ ነው ሚፈልግ ።

ሀገራችን ከፈራቻቸው ዕንቁ ዘፋኞች መካከል አንዷ አስቴር አወቀ ስትሆን አስቴር አወቀ ከድሮ ጀምራ እስካሁን ድረስ ለኢትዮጵያ ሙዚቃ እያበረከተች ያለች አርቲስት ናት።

በኢትዮጵያ ውስጥ ከሚገኙ ባህላዊ ምግቦች መካከል አንዱ እንጀራ ሲሆን እንጀራ በኢትዮጵያ ብቻ ለመጀመሪያ ጊዜ ተዘጋጀ ሲሆን ይህም ከጤፍ ነው የሚዘጋጀው።

በአሁኑ ሰዓት የተለያዩ ጥበበኞች የሚገኙ ሲሆን ከነዚህም ጥበበኞች መካከል አንዶቹ የሚሆኑት ሰአሊያን ናቸው። ሰዓሊያን ሀሳባቸውን በእጃቸውን ተጠቅመው ወረቀት እና እርሳስን ቀለም በማገናኘት የሚገልጹ ሰዎች ናቸው።

በኢትዮጵያ ኦርቶዶክስ ተዋህዶ ሀይማኖትዉስጥ ከሚከበሩ ታላላቅ በዓላት መካከል አንዱ የመስቀል በዓል ነዉ። የመስቀል በዓል ግማደ መስቀሉ የገባበትን ቀን እናከብራለን።

ቤት እቃዎች መካከል ውስጥ አንዱ የሆነው ኩርሲ ሲሆን ኩርሲ ትንሽዬ ወንበሮች በየቦታው ይቀመጡ ናቸው። አብዙኛውን ጊዜ ሰው ሲመጣ ህጻናት ምናምን የሚቀመጡባቸው ወንበሮች ናቸው።

የጎንደር ህዝብ ማኅበረሰብ በጣም ታዋቂ የሆነ ማኅበረሰብ ሲሆን ይህ ማኅበረሰብ ለየት የሚያደርገው በአለባበሱ በአዘፋፈኑ ሲሆን የጃኖ ልብስ አላቸው ።

በኢትዮጵያ ላይ እንቁ መጽሐፎች ውስጥ አንዱ ብርቅርቅታ ሲሆን ብርቅርቅታ በህዝቡ ዘንድ የተወዳጅነትን ያተረፈ ልብ ወለድ መጽሐፍ ነው ማለት ነው።

የዲያስፖራ ትምህርት ቤት ደባር ዳር ቀበሌ አስራአንድ የሚገኝ ሁለተኛ ደረጃ ትምህርት ቤት ሲሆን ደረጀም ዓመት አላገለገለም ግን በቅርብ ጊዜ ተከፍቶ አገልግሎት እየሰጠ ያለ ትምህርት ቤት ነው።

የቤት ውስጥ ማስጌጥ የቤት እቃዎችን፣ ቀለሞችን፣ መጋረጃዎችንና ሌሎች የውስጥ ዲዛይን አካላትን ያካትታል

አንድን አካባቢ ውብ ለማድረግ ካሰብን የተለያዩ አትክልቶችን በተለያየ ቁጥር ወይም ቅርጽ ጽፈንን መትከል ነው እና በባህርዳር ላይ አሁን የተለያዩ ቦታዎች ላይ ይሄ ይደረጋል

ባህር ዳር ዩኒቨርስቲ በሀገራችን ውስጥ ትንሽ ከሆኑ የትምህርት አይነቶች ውስጥ አንዱን የሆነውን ከአንድ አመት በፊት ጀምሯል ይህም አይሮ ስፓስ ኢንጂነሪንግ ነው እና ስለ ስፔስ ጥና በሁለት ዓመት ውስጥ ጀምሯል ማለት ነው ::

ከዱር እንስሳት ውስጥ መካከል አንድዋ የሆነችው ካንጋሮ ስትሆን፤ ካንጋሮ ለየት የሚያደርጋቸው ልጅዋን በቆዳዋ ውስጥ ይዛ የምትሄድ ናትኝ፤ እንዲሁም አጥቢ እንሰሳት ናትኝ።

በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ውስጥ ከሚከበሩ ታላላቅ በዓላት መካከል አንዱ የጥምቀት ባህል ሲሆን፤ ይሄ የጥምቀት በአል በጎንደር በአብዛኛው በጣም ደምቆ ይከበራል።

የአፋር ክልል መልካም ምድርን ስንመለከት በጣም ዝቅተኛ ከመሆኑ የተነሳ በጣም ሙቀት የሚበዛበት ቦታ ነው ከሙቀቱ ባሻገር የተለያዩ ጨው እና የፈላ ውሃ ይገኝበታ ::

ሀገራችንን ከምትቆርባቸው ታሪኮች መካከል አንዱ የሆነው የአድዋ ድል በዓል ሲሆን ጣሊያን ኢትዮጵያን ለመውረር ባደረገችው ሙከራ ሳይሳካበት የቀረው፥ ጦርነት ተካሂዶ የቀረ ታሪካችን ነው።

የባህርዳርን መልካም ምድር ስንመለከት ከፍተኛ ቦታዎች የሚበዙባቸው ቦታዎች ሲሆኑ ንፋሻማ የሚሆኑበት ምክንያት ያ ነው። ነገር ግን ሙቀትም ያስቸግራል ወደ በጋው አካባቢ ሲሆን

በአሁኑ ሰዓት ከምንጠቀምባቸው ማሸኖች መካከል አንዱ የሆነው የጁስ መፍጫ ማሽን ሲሆን ይህም ማሽን በአብዛኛው ጊዜ በጁስ ቤቶች የሚገኝ ማሽን ነው ።

የጽዳት ስራ የምንለው የተለያዩ ቦታዎች ላይ ተቀጥረው ትምህርት ቤትም ሊሆን ይችላል፥ ሆስፒታሎችም ላይ ሊሆኑ ይችላሉ ቦታዎችን ንጹህ ሆነው ሳይቆስሹ የተለያዩ ቆሻሻዎችን እያስወገዱ እያነሱ የሚያጸዱልን ሰዎች ናቸው።

ከመሰረታዊ የአገልግሎቶች መካከል ውስጥ አንዱ የሆነው አንዱ የትምህርት ቤት አቅርቦት ነው ትምህርት ቤት በገጠራማ እና በተለያዩ ከተሞችም ተንሰራፍቶ የሚገኝ ለተማሪዎች ጠቃሚ ስለሆነ ።

በጎጃም አካባቢ ታዋቂ መሪዎች ከሚባሉት ውስጥ አንዱ የሆነው በላይ ዘለቀ ነው። በላይ ዘለቀ በጎጃም አካባቢ ያሉ ሰዎች በጣም ደጋግመው ስሙን የሚጠሩት ለኢትዮጵያ ጥሩ ነገር ያበረከተ ነው።

እንደሚታወቀው በሀገራችን ላይ ያለው የትምህርት ሚኒስተር አርማ ወይም መለያው ደብተር ወይም መጽሐፍ ተማሪና መምህርን የሚወክል ነው ችቦ ወይም ብርሃን የሚሰጥ ብርሃን ነው ማለት ነው

ከቤት ዕቃዎች መካከል ውስጥ አንዱ ሞሰብ ሲሆን ሞሰብ የእንጀራችንን ጋግረን ከጨረስን በኋላ ደርድረን የምናስቀምጥበት ነው። እና ሞሰብ የኢትዮጵያ ባህላዊ የእጅ ስራ ነው።

በአሁኑ ሰዓት ከሚንኖርባቸው የተለያዩ መኖሪያ ቤቶች መካከል አንዱ ሪል ስቴት ይባላል። ሪል ስቴት በአዲስ አበባ በተለይ የተለያየ ቦታዎች ላይ የተገነባ እየተገነቡ ካሉት መኖሪያ ቤቶች መካከል ውስጥ አንዱ ነው።

ጎብኝዎች ከተለያዩ ሀገር ስራቸውን ትተው ለመጎብኘት በሚመጡበት ጊዜ መጎብኘት ከሚፈልጓቸው ነገሮች መካከል የኢትዮጵያ ብርቅዬ አእዋፋት ናቸው ብዙም የሚያማምሩ አዕዋፋት ይገኛሉ ኢትዮጵያ ውስጥ።

የተለያዩ የመኖርያ ቤቶች ሲኖሩ አንዱ ኮንዶሚንየም ነው ።እሱም የተለያዩ ሰዎች በአንድ ላይ የሚኖሩበት ነው።

ከዜናዎች መካከል አንዱ የሆነው ሰበር ዜና ሲሆን ሰበር ዜና ማለት ከለተመደ ሰአት ወጣ ብሎ አዲስ ዜና ሲኖር ሰው መስማት አለበት ተብሎ በሚታሰበው ሰአት በዛው ለማድረስ የሚቀርብ ዜና ነው።

ለመጓጓዣ እና ለተሽከርካሪ ከምንጠቀምባቸው ነገሮች መካከል ተሽከርካሪዎች አንዱ ባስ ሲሆን ባስ በመንገድ ላይ የሚሄድ ነው። አብዛኛውን ጊዜ የመንግስት ሠራተኞች ባስ ብዙ ነው።

ቡና ቤቶች በጣም ከሚታወቁባቸው ነገሮች መካከል አንደኛው ሰው ገብቶ ቡና በሚጠጣበት ጊዜ የተለያዩ አዝማሪዎችን ያመጣሉ እና እነዚህ አዝማሪዎች ሰዎችን እየተዝናኑ እንዲጠጡ ያድርጓቸዋል ማለት ነው።

የሶዶ ህዝብ ማህበረሰብ አገራችን ላይ ካሉ ታላላቅ ማህበረሰቦች ዉስጥ አንዱ ሲሆን በጣም መተሳሰብ ያላቸዉ ፍቅር በመሀላቸዉ የሰፈነ ማህበረሰቦች ናቸዉ።

ከኤሌክትሮኒክሶች መካከል ውስጥ አንዱ የሆነው ኮምፒውተር ሲሆን ኮምፒዩተር ሰዎች በቀላሉ ይዘው የሚንቀሳቀሱት ሊሆን ይችላል ነገር ግን በአብዛኛውን ጊዜ በቢሮ ስራ ላይ በጣም አስተዋጽኦ የሚውለው ኤሌክትሮኒክስ ነው።

የተለያዩ ማስታወቂያዎች በአሁኑ ላይ ቢኖሩ በቴሌቪዥናችን በቀላሉ ከምናገኛቸው ማስታወቂያዎች መካከል አንዱ የባንክ ማስታወቂያዎች ናቸው ባንኮች ስለሚሰሩት ስራ እና ስለሚያገለግሉት አገልግሎት ያቀርባሉ።

ክክ ወጥ በሀገራችን ላይ ከምንመገብባቸው ምግቦች ውስጥ አንዱ ሲሆን ከአተር ይዘጋጃል። በዓልጫም፣ በቀይም ልንሰራው እንችላለን ።እንዲሁም ለአይነትነት ልንጠቀመው እንችላለን።

ሀገራችን ካፈራቻቸው እንቁ ፀሐፊዎች መካከል አንዱ የሆነው ይስማከ ወርቁ ሲሆን ይስማከ ወርቁ የተለያዩ መፃህፍትን ለኢትዮጵያ አበርክቷል ።

ሰው ተመርቆ ከጨረሰ በኃላ ቤቱ በሚገባ ጊዜ ቤተሰቦቹ ዘመዶቹ በሙሉ ቤቱን አስውበው አስጊጠው ይጠብቁታል። እንኳን ተምረህ ጨረስክልን ብለው በማለት ማለት ነው።

የኢትዮጵያ ባንዲራ ወይም መገለጫ ከጊዜ እየተቀያየረ የመጣ ሲሆን በአሁኑ ላይ ያለው አረንጓዴ ቢጫ ቀይ ከመሐል ሰማያዊ ኮኮብ ያለው እንዲሁም በነጭ የተሳለ ኮኮብ አለው

ሴቶች እህቶቻችን በገጠራማ አካባቢ ጊዜ በሚኖሩ ጊዜ በጣም ከሚያዘወትሩአቸው ጫማዎች መካከል አንዱ ኮንጎ ነው ። ኮንጎ ከብላስቲክ ስለተሰራ ውድ አይደለም ። እንዲሁም ደግሞ ለማጠብ ቀላል የሆነ ጫማ ነው ።

ሀገራችን ካፈራቻቸው ዕንቁ ሙዚቀኞች መካከል ውስጥ አንዱ የሆነው ቴዲ አፍሮ ሲሆን ቴዲ አፍሮ በአሁን ጊዜ ውጭ ሀገር የሚኖር በተለያዩ ሙዚቃዎች ግን ሀገራችንን ሲያበረከትልን የነበረ ሰው ነው ።

ከእጽዋት መካከል ውስጥ አንዱ የሆነው ዋርካ ሲሆን ዋርካ በጣም ረጅምና ሰፊ የሆነ ዛፍ ነው። እና ተቆርጦም በተለያዩ ለእንጨት ለተለያዩ አገልግሎቶች ይውላል ማለት ነው ።

ገበሬዎች በዘመናዊ መንገድ ለማረስ ከሚጠቀሙባቸው እቃወች መካከል ዋነኛው አንደኛው ስሙ ትራክተር ይባላል ። ትራክተር መሬትን በቀላሉ ለማረስ የሚጠቅም ነው ።

ዜና በአሁኑ ጊዜ የሚቀርበው በሁለት ሰው ነው። እና እነዚህ ሁለት ሰዎች ሴትና ወንድ ቢሆኑ ይመረጣሉ እና እየተቀባበሉ ዜናውን ውብ አድርገው እንድቀርብ ያደርጉታል።

ንግድና ግብይት ከምንጠቀምባቸው እቃዎች መካከል ውስጥ አንዱ የሆነው ሶፋዎች ሲሆኑ እነዚህ ሶፋዎች በአብዛኛው ጊዜ በአመት በአል ጊዜ አድስ ዘመን በምንለው ጊዜ በጣም የሚሸጥ ጊዜ አላቸው።

ቦቆሎ በግብርና ላይ በጣም ከሚመረቱ ምርቶች መካከል ዉስጥ አንዱ ነዉ። ይህም የሆነዉ ለተለያዩ ለምግብ ስለምንጠቀመዉ ነዉ። ቀቅለን እንደ ንፍሮ፣ አስፈጭተን ከእንጀራ ጋር የምንመገበዉ ምግብ ነዉ።

ለንግድ እና ግብይት ከምንጠቀማቸው እቃወች መካከል አንዱ የሆነው ጫማ ሲሆን ጫማ ለሰው ልጅ ለየተቀን ዉሎው ስለሚጠቀመው ሰዎች አብዛኛውን ጊዜ በብዛት ይገዙታል።

ከሱፐርማርኬት ምርቶች መካከል አንዱ የሆነው የታሸጉ ምግቦች ናቸው ። የታሸጉ ምግቦች ማለት ኬክ ምናምን ይሆናሉ ። እነዚህም እንዳይበላሹ ተደርገው የሚሸጡ ምግቦች ናቸው ።

በሀገራችን ላይ የተለያዩ የፋሽን ሾዎች አሉ ። እነዚህ የፋሽን ፕሮግራሞች የሚካሄዱበት ቦታ የፋሽን አዳራሽ ይባላል ።

አካባቢያችንን ለማስዋብ ካሰብን ከቆሻሻ ፅዱ ማድረግ አለብን ስለዚህ ቆሻሻ ማስቀመጫዎችን በየቦታው በማስቀመጥ አካባቢያችን ጽዳቱን ለመጠቀም ማለት ነው ማለት ነው።

የሀገር ውስጥ ዜና የምንላቸው ስለ ሀገር ውስጥ የሚፈጠሩ ነገሮችን ብቻ የሚዘግብ ዜና ነው። ሌላ የውጭ ሃገርን አያጠቃልልም ።አዲስ ነገር የተፈጠሩ በሀገር ውስጥ ያሉትን ብቻ ያጠቃልላል።

ባህላዊ ሀኪሞች የተለያየ ጥበብ ሲኖራቸው ይህም ጥበብ ጀስት እጽዋቶችን ብቻ በመውሰድ በማገናኘት ለበሽታ መድሃኒት ይሆናል የሚለውን ጥበባቸውን ተጠቅሞ የሚያገኝበት መንገድ ነው ።

ገበሬዎች ዘርተው ከሚሰበስቧቸው እህሎች መካከል አንዱ ስንዴ ነው ፤ ለዳቦነት ይውላል፥ እንዲሁም ተቀቅሎ እንደ ንፍሮ ተደርጎ ይበላል።

ከዱር እንስሳት ውስጥ አንዱ የሆነው አንበሳ ሲሆን አንበሳ ጎፈር አለው ወንዱ ከሆነ ፣ ሴቷ ከሆነች ይኖራትም ግን የጫካው ንጉስ በመባል ይታወቃሉ ።

አባቢያችንን ዉበት ከሚሰጡት ነገርቾ መካከል አንዱ የዉኃ አካላት ናቸዉ። እነዚህ የዉኃ አካላት ወራጅ ወንዞች ሊሆኑ ይችላሉ። ሀይቆች ሊሆኑ ይችላሉ። ስናያቸዉ በጣም ልዩ ዉበት ይሰጡታል ማለት ነዉ።

አንድ ካምፓኒ ምርቶቹን ለማስተዋወቅ በሚሞክርበት ጊዜ በቴሌቪዥን የተለያዩ ማስታወቂያዎችን ይሰራል ማለት ነው ከነዚህ ማስታወቂያዎች መካከል አንዱ የሆነው የጁስ ማስታወቂያ ነው ጁሶች እራሳቸውን ለማስተዋወቅ ሲፈልጉ እዛ ላይ ካምፓኒዎች ያስተዋውቃሉ።

በሀገራችን ላይ ካሉ ታላላቅ ሙዚቀኞ መካከል ባህር ዳር ካፈራቸው አንዱ ሰማኸኝ በለው ይባላል። ሰማኸኝ በለው ለኢትዮጵያ የተለያዩ ሙዚቃዎችን አበርክቷል።

ከጸጉር አሰራር አይነቶች መካከል አንዱ ቁጥርጥር ሲሆን ቁጥርጥር በዊግም ሊሰራ ይችላል በራሳችንም ጸጉር ዝምብለን መስራት የምንችለው ነው። እና በአብዛኛው ጊዜ ህጻናት የሚሰሩት የጸጉር አሰራር አይነት ነው።

የሀበሻ ጎመን በኢትዮጵያ ዉስጥ ከምንመገባቸዉ ምግቦች ዉስጥ አንዱ ሲሆን በተለይ በአማራ ክልል በተለያዩ ቦታዎች እየተዘራ ቶሎ ስለሚያድግ በየአይነት የምንጠቀምበት ምግብ አንዱ ነዉ።

በኢትዮጵያ ውስጥ በጣም ታዋቂ ከሆነ ዩኒቨርሲቲ አንድ ባህርዳር ዩኒቨርሲቲ ሲሆን ከሱም የፖሊ ግቢ ካቋቋሙት ታላቅ መሪ አንዱ የሆኑት ቀዳማዊ ኃይለ ስላሴ ወይም ጃንሆይ እንላቸዋለን።

ለመጓጓዣና ተሽከርካሪነት የምንጠቀምባቸው ተሽከርካሪዎች መካከል አንዷ የሆነችው ታንኳ ናት እይ ግን ታንኳ በውሃ ላይ ብቻ ነው የምንጠቀማትይ እና ትንሽ ሰው የምትይዝ

ደሴ ሪዞርት የሚባለው እንደ መናፈሻነት ከምንጠቀምባቸው ሪዞርቶች ውስጥ አንዱ ነው በጣም ነፋሳማ ቦታ አለው እንድሁም ሰዎች ሂደው ራሳቸውን አዝናንተው ተናፍሰው የሚመጡበት ቦታ ነው።

በሀገራችን ውስጥ ከምንመገባቸው የተለያየ የምግብ አይነቶች መካከል ቅንጨ አንዱ ነው። ቅንጨ ተፈልቶ ምናምን የሚሰራ ሲሆን በኢትዮጵያውያን ዘንድ በጣም ተወዳጅ የሆነምግብ ነው።

ከሱፐር ማርኬት ምርቶች መካከል ውስጥ አንዱ የሆነው ፍራፍሬዎች ሲሆኑ እነዚህ ፍራፍሬዎች ከተለያየ ቦታ ይመጣሉ ፍሬሽ የሆኑት ፍራፍሬዎች ይገባሉ በየቀኑ ማለት ነው ።

ከአትክልት ምድብ የሚመደበው አንዱ የሆነው ካሮት ሲሆን ካሮት በሳይንስ ደረጃ እንደሚታወቀው ለአይን ጥራት አሪፍ የሆነ ምግብ ነው ከድንችም ጋር ከሌላ ምግብም ጋር ይሰራል።

ቦቲ በገጠር አማካባቢ ከሚለበሱ ጫማዎች መካከል አንዱ ነው ምክንያቱም ጎማ ሲሆን ጭቃ ከያዘው ወዲያውኑ መልቀቅ ይችላል እና ወዲያው ለማጠብ ይቀላል።

ከተለያዩ ማህበራዊ ሚዲያዎች ከኢንፎርሜሽን ወይም መረጃ ከምንለዋወጥባቸው ማህበራዊ ሚዲያዎች መካከል ውስጥ አንዱ የሆነው ኢንስታግራም ሲሆን በአብዛኛው ጊዜ ለየት የሚያደርገው ሰዎች የተለያዩ ነገሮችን እየለቀቁ ራሳቸውን የሚያስተዋወቁበት ቦታ ነው።

ከቤት እንስሳ መካከል ውስጥ አንዱ የሆነው ውሻ ሲሆን ውሻ ከሌሎች እንስሳ ለየት እሚያደርገው ባለቤቶች በጣም ታማኝና በጣም ለማዳ የሆነ እንድሁም ደግሞ በጣም ለማዳ የሆነ እንስሳ ነው።

ሴቶች ዉበታቸውን ለመጠበቅ የተለያዩ ነገሮችን ይጠቀማሉ፤ ከነዚህም መካከል ባህላዊ ከሆኑት አንዱ ቅቤ ሲሆን ቅቤ የጸጉርን ጤና ይጠብቃል እንዲሁም የቆዳን።

ከመሠረተ ልማት ውስጥ አንዱ የሆነው መንገዶችን ማስፋፋት የተለያዩ ውበቶችን መስጠት በባህርዳር ላይ በአሁኑ ሰአት መንገዶች የጠበቡትን እያሰፉ የተለያየ ውበት እንድሰጡ እየተደረገ ነው።

በድሮ ጊዜ ለመጓጓዣነት ከሚጠቀሙባቸው እንሦች መካከል አንዱ እና ዋነኛው የሆነው ፈረስ ሲሆን፤ ፈረስ እየጋለቡ ከአንዱ ቦታ ወደሌላ ቦታ ለመጓጓዝ ይጠቀሙበታል።

ምግብ ቤቶች ላይ ሂደን ከምንመገባቸው ምግቦች መካከል አንዱ አገልግል ነው። አገልግል ማለት የተለያዩ ምግቦች አንድላይ ሆነው ሰፋ ብለን በዝተን ሂደን የምንመገበው የምግብ አይነት ነው።

ልደት በሚኖርብን ጊዜ ማለትም ልጆቻችን እህት ወንድሞቻችን ልደታቸውን በሚያከብሩ ጊዜ ደስ ብሏቸው ውለው አክብረው እንድውሉ በነፋፊ በተለያየ ማስጌጫዎች ቤታችንን እናስጌጠዋለን ማለት ነው።

የሶማሌ ህዝብ ማህበረሰብ በኢትዮጵያ ውስጥ በበረሃማ አካባቢ ከሚኖሩ ማህበረሰቦች ውስጥ አንዱ ሲሆን ይህ ማህበረሰብ በአብዛኛው ጊዜ ግመሎች አላቸው ማሉነው።

ሰዎች በእጃቸዉ ይዟቸዉ ከሚንቀሳቀሱ ኤሌክትሮኒክሶች መካከል ዉስጥ አንዱ የሆነዉ " "ኤር ፓድ" ይባላል። ኤር ፓድ ማለት በብሉቱዝ የሚሰራ "ዋየር ለስ" የሆነ ገመድ የሌለዉ የሙዚቃ ማዳመጫ መሳሪያ ነዉ።

ከቤት እንስሳት መካከል ውስጥ አንዷ የሆነችው ፍየል ስትሆን ፍየል በጣም ምላሳም ናትኝ ትጮኻለች ግን እንደበግ አይነት ናት ሳር ተመጋቢ ናት አራት እግር ናት ወተት አላት።

ጫማዎች ከሚሰሩባቸው እቃዎች መካከል አንዱ የሆነው የበግ ወይም የበሬ ቆዳ ሲሆን እነዚህ ቆዳዎች ጫማ ለመስራት ይጠቅማሉ ማለት ነው።

ከፍራፍሪዎች መካከል ዉስጥ፡አንዱ የሆነው አናናስ ሲሆን አናናስ በጣም ጣፋጭ የሆነ ቢጫ ከለም ያለው የፍራፍሬ አይነት ነው፤ እና አናናስ ለጁስነትም ያገለግላል።

በአካባቢያችን ውስጥ ውበት ከሚሰጡ ነገሮች መካከል አንዱ አበቦች ናቸው። አበቦች አካባቢያችንን ልዩ ውበት ሰጠው እንዲያምር እንዲጎላ እንዲደምቅ የሚያደርጉልን ናቸው።

ከመሠረታዊ አገልግሎቶች ውስጥ አንዱ የሆነው የሆስፒታል አገልግሎት ሲሆን ታካሚዎች ሂደው መጥተው የሚታከሙበት ይሆናል እና የመንግስት እና የግል ሆስፒታሎች አሉ። የትኛው ሆስፒታል የግል ይሆን የመንግስት የትኛው ሆስፒታል ጥሩ አገልግሎት ይሰጣል።